ውቂያ ከግብርና ተግባራት ውስጥ አንዱ ሲሆን የተለያዩ የቤተ እንስሳትን በመጠቀም በታጨደው እህል ላይ በማስኬድ የሚሠራ ፍሬውንና የምርቱን ገለባ የመለያ ሂደት ውቂያ በመባል እናውቀዋለን።

የሰቆጣ ጭፈራ ከውዝዋዜዎች ውስጥ አንዱ ሲሆን የስቆጣ ጭፈራ በቁምጣ እና በካኪ የተሰራ አልባሳትን ለብሰን የመናደርገው የውዝዋዜ የጭፈራ አይነት የሰቆጣን ባህል የሚያሳይ የተለያዩ ልዩ ልዩ ውበት ያለው የጭፈራ አይነት ነው።

ትምህርት ቢሮ አርማ ከአርማዎች አንዱ ሲሆን፤ የአዲስ አበባ ከተማ የትምህርት አስተዳደር የሚዝ በሰማዊ በደማቅ ሰማያዊና በፈዛዛ ሰማያዊ ውጭ ጥራው በአማርኛ የተፃፉ ፅሁፎችን እንዲሁም በኦሮምኛም ጭምር የያዘ ነው።

አፍሪ ኸርባል የሳሙና አይነት ፤ ሲሆን ከነጭ ሽንኩርት የተሰራ ጋርሊክ ኦይል እና ሳሙና አንድ ላይ የያዘ የመታጠቢያ የመዋቢያ እና ውበት መጠበቂያ መሳሪያ አፍሪ ኸርባል በመባል የምናቀው በአንድ ሴት ተይዞ ይታያል።

መርከብ ከመጓጓዦች ውስጥ አንዱ ሲሆን መርከብ ከባድ እቃዎችን የምናጓጉበት ከአንድ ቦታ ወደሌላ ቦታ የምንጓዝበት በጣም ቀረፋፋ የሆነ ግን በጣም ትልልቅ እቃዎችን የምንይዝበትን መጓጓዣ ነው የመሄጃ መርከብ ነው።

እሸት ከፍራፍሬ ዓይነቶች ውስጥ አንዱ ሲሆን፤ እሸት በተለይም በኅዳር ወር ላይ የሚደርስ ከላይ ያለው ላባውን በመላጥ ውስጥ ላይ ያሉትን ፍሬዎች በባዶ እንዲሁም በብረትምጣድ በመጣድ የምንበላው በጣም ጣፋጭ እና ተወዳጅ የሆነ ወቅታዊ የፍራፍሬ ምግብ አይነት ነው።

Bgi ethiopia arma በሙስሊም ቢጫ ኢትዮጵያ ቢጫ back ከፊቱ ደግሞ በቀይ በተጻፈው ጽሁፎች እና ስዕሎች በእንግሊዝኛ ኢትዮጵያ የአንበሳ ስዕል ያለበት አርማ ነው።

አክባሎ የፀጉር አሰራር ሲሆን አክባሎ በሴቶች ዘንድ ተወዳጀ ሆነ ፀጉራቻው ውስጥ ዊግ በመጨመር ና ከኋላ ደግሞ በመተኮስ የሚሠራ የትግራይ አካባቢ ላይ የሚዘወትር ዘመናዊ እንዲሁን በአህላዊ ይዘት ያለው የፀጉር አሰራር ነው።

የአፋር ማህበረሰብ አለባበስ በ ሽርጥና እንዲሁም ጸጉራቸውን አበጠረው በሁሉም አጫጭር ተብጥሮ በጭንቅላታቸው ላይ እያሰሩ አንዳንዶቹ ደግሞ በባዶ ሆነው የጮቤቸውን በጎን ደር ቀበቶች ይታያሉ።

ትራክተር ከሞሽኖቹ ወጣንዱ ሲሆን ትራክተር በተለይም የተለያዩ የሚታፈሱ ነገሮችን በምስሉ ላይ እንደሚታዩም ቆሻሻን አፍሶ ለመጣል የሚጠቅመን የማጽጃ የማፈሻ መሳሪያ በተለይም ትልልቅ ክብደት ያላቸው ነገሮች ለማንሳት የምጠቀምበት ነው።

ዳንኪirዋ የመጠጣይነት ሲሆን በተለያዩ ቃናዎች እንደ በናና እና በሎሚቃን የተዘጋጀ የጣፋጮኖ ግን ደግሞ በአልኮልነቱ የሚታወቅ 21 ዓመት በላይ የሆኑ ሰዎች እንዲጠጡት የሚፈቀድ የአልኮል መጠጣ አይነት የዳንኪራ መጠጥ ነው።

የልብሶ ሥራዓትከ1 ማበረሰብ መገልጫ ወሚሐዘም መገለጫው የሚያካሄድበት ሥራ ሲሆን የልብሶ ሥርት ጥቁር ልብስን በመልበስ ማህበረ ሰቡ የተለያዩ ነጠላን ሴቶች በወገባቸው ላይ በማሰር ወንዶች ደግሞ ጥቁር ልብስ መንጽር እና ኮፍያን በማድረግ የሚያደርጎ ተአንድንሰው የመሸኘት ሂደት ነው።

በምስሉ ላይ እንደምናየው አንድ ቪላ ቤት ውስጥ የሚታይ መኪና ያለበት ግቢው ሰፊ ሆኖ አርንጓዴ ዛፍና የተለያዩ አትክልቶች ያሉበት ቪላ ቤቱ ምድር ቤት ብቻ ሆኖ በአዳማ አቆርቆሮ ጣሪራ የተሠራ ምስል ይታያል።

የአማራ ቲቪ ዜና በቲቪ ከሚተላሉፍ ዜናዎች ውስጥ አንዱ ሲሆን በአማራ ክልል ላይ መሠረት በባህርዳር ሊመሠረት አርጎ የሚዘገብ በአማራ ቲቪ የሚቀርብ ልዩ ልዩ ክልላዊ ሀገራዊ መረጃዎችን እንዲሁም ዓለም አቀፋይ መረጃዎችን የሚያስተላልፍ ነው።

መከላከያ ሰራዊት ሀገርን በማስከበር እና ሀገር ተኮር ሰላም የማስከበር ዘመቻዎች ላይ በግንባር ቀደምትነት የሚሳተፍ ሰላምን እንዲሆም የተሻለ ሰላማዊ ቦታን ለመፍጠር ግንባር ቀደሙ ላይ ያለ ከፍተኛው የሰላም አስከባሪ ሕግ አስከባሪ አካል ነው።

ነጭሽን ኩርትን ለጤና ተስማሜ እና ለብዙ በሽታዎች መዳኒት የሆነ ሲሆን በምስሉ እንደምንመለከተው ብዛት ያለው ነጭሽን ኩርት በሳጥን ውስጥ ተቀምጦ የሚያሳይ ይምስል ነው

ጠቅላይ ሚኒስትሩ በገና በአል ያስተላለፉት የእንኳን አደረሳችሁ መልእክትን የያዘ የጠቅላይ ሚኒስትሩ ፎቶ እንድሁም ከጀርባው በቤተመንግስት ውስጥ ያለ የኢትዮጵያ ባንድራ ነጭ መጋረጃ ነጭ ወንበር እንድሁም አበባ ያለበት ምስል ነው።